አትክልትና ፍራፍሬ ፍራፍሬ ከሚባሉት ውስጥ እና አቮካዶየመሳሰሉ ሲሆኑ፤ ከእነዚህ ውስጥ አቮካዱ በጣም ተወዳጁ እና ስድስት እንቁላል ተብሎ የሚታሰበ ምግብ አይነት ነው። እርሶ በዚህ ምግብ ላይ ምግብ በልተው ያውቃሉ ወይስ ደግሞ አያውቁም?

አቶ ደሳለኝ ቻኘ የባህር ዳር ተወካይ ሲሆኑ አብዛህኛውን ጊዜ በተለያዩ በምክር ቤት ዉስጥ የተለያዩ ንግግርችን ሲነጋገሩ እና ለ አማራ ሕዝብም የመቆሙም ሰው ናቸው እና ሰዉዬ ሰዉዬ ለምን አልታሰሩም ብለው ያስባሉ

አስቻለው ፈጠና አስቻለው ፈጠነው በጣም ታዋቂ ዘፋኝ ሲሆን በጣም ታዋቂ የተነሳ ብዙ ዘፈኖችን ያወጣ ዘፋኝ ነውና ይዘፋኝ ጊዜ በባህላዊ ዘፈን የሚታወቅ ሲሆን፤ ከዚህ ሙዚቃ ሙዚቀኛ ዘፈኖች ውስጥ አንዱን ጥቀስ?

የኢንተርኔት ማስታወቂያ ይህ ማስታወቂያ ነው ብዙ ጊዜ የሞባይል ቴክኖሎጂዎችን ከማስተዋወቅ ጋር የተያያዘ ሲሆን የድምጽ የኢንተርኔትና የፓኬጅ አገልግሎት ሲሆን ይህ ፓኬጅ በወር ምን ያህል ያለው ይመስላቸዋል።

ሙዚቀኛ ወይም አርቲስት በእውቀቱ ይህ ሙዚቀኛ ጊዜ በኢትዮጵያ ውስጥ የሰርግ ዘፈኖችን በመስን የሚታወቅ ሙዚቀኛ ሲሆን በጣም አንፋፋ ከሆነባቸው ሙዚቃዎች የሰርግ ሙዚቃዎች ናቸው እና የሙዚቀኛ በጣም የተወደደለት ሙዚቃ ምን አይነት ምን የሚለው ሙዚቃ ነው

ቬንቲሌተር የንፋስ ማግኛ ኃይል ሲሆን፤ ይህ ንፋስ ወይንም ደግሞ ሙቀት ባለበት አካባቢ የምንጠቀመው የቤት ዕቃ ሲሆን ይህ ንፋስን በመስጠት በጣም ቀዝቃዛ የሆነ አየርን ለማምጣት የሚረዳን ቴክኖሎጂ ሲሆን ይህ የንፋስ ማምጫ ቴክኖሎጂ ኢትዮጵያ ውስጥ በብዛት ተስፋፍቷል ብላችሁ ታስባላቺሁ?

ሩዝ በጎመን በድንች ሩዝ በጎመን በቂ በድንች ብዙዎች የወዱታል ግን ብዙዎች አይመገቡትም ለምን ሩዙን ስለማይወዱ እንጂ ነገር ይወዱታል በጣም በጣም ተወዳጅ የኢትዮጵያ ምግብ ሲሆን እናንተ ምን ታደርጉ ነበር

መዝናኛና መናፈሻ የምንላቸው አንዳንድ ቦታዎች አሉ እና ከነሱ ውስጥም ኮሪፍቱ ሪዞርት አለ ኩሪፍቱ ሪዞርት በጣም ታዋቂ የሆነ ሪዞርት ነው እኚህ ሪዞርቶች ውስጥ የተለያዩ አረንጓዴ አትክልቶች ስላሉ መንፈስ የአዲስ አሉ ብሎ ያስባሉ እርሶስ ከዛ ገብተው ያውቃሉ?

አፍሪ ኸርባል ቅባት ሲሆን፤ አፍሪ ኸርባል ቅባቶች የሰውን የሰውነት ቅርጽን በማለስለስ እና የፀጉር እድገትን በመጀመር የሚታወቀው የቅባት አይነት ነውና፤ ይህን ቅባት ተጠቅመው ከዚህ በፊት የልጅዎት ቆዳ ወይንም ደግሞ የእርስዎ ፀጉር አድርጎ ያውቃል?

ኢትዮጵያ ውያን አትሌቶች ኢትዮጵያ ውስጥ በብዙ የሚታወቁ አትሌቶች አሉ ኢትዮጵያ ሩጫ ሰፖርት ውስጥ በጣም ታዋቂ ከሆኑት አገሮች ውስጥ አንደኛዋ ናት እና ኢትዮጵያ ውስጥ በጣም ብዙ ወርቅ ያመጣ አትሌት ማን ይመስላቸዋል?

የተለያዩ ኢሳያን ቁርበት የሰሌ የንብቀፎች እና ቁርባቶች አሉ ቁርበት ማለት ደግሞ እነኚ ጉባቶች ለማጓጓነት የሚጠቅሙ ስለሆኑ ያውቃሉ

የሰርግ ዲኮር የሰርግ ዲኮር አይነቶች ውስጥ አንዱ ሲሆን ብዙ ውን ጊዜ በጣም ያማረ ነጭ አበባዎችን የምንጠቀምበት የዲኮር አይነት ነውና ሙሽሮች በጣም ደስ እንዲላቸው አበቦች ነጭ አበቦች እንጠቀማለን እና እስከ ዛሬ የሰማችሁት የዲኮር አይነት ስንት ነው?

ኬኬ ፍለቨሪ ጁስ ኬኬ ፍለቨሪ ጁስ በተለያዩ የፍሩት አንትኖች አለ። ማንጎ ፍሌበር አለ አፕል ፍሌቨር እና የተለያዩ ፍሌቨር ጣሞች ያሉት የኬኬ ጁስን ከዚህ በፊት ተጠቅሞ ያውቃሉ? የኬኬ ጁስ ማለት በጣም ወፍራምጁስ ስለሆነ ብዙዎች ዘንድ ይወደዳል እና ከዚህ በፊት እርሰው ተጠቅሞዎት ያውቃሉ?

ጠጅ፡ ጠጅ ከኢትዮጵያዊ ባህላዊ መጠጦች ውስጥ አንደኛው ሲሆን በአብዛኛው ጊዜ ከባህላዊ መጠጥ ቤቶች ውስጥ የሚገኙ ሲሆን ከጠላ ጋር አብሮ በመሸጥ የሚታወቅ የመጠጥ አይነት ነው። ጠጂን የሚጠጡ ሰዎች የተለያዩ ትላልቅ ሰወች ስለሆኑ ጠጅ በማስከር ይታወቃል። እርስዎ ከዚህ በፊት ጠጅ ጠጥተው ያውቃሉ?

የኮሊደር ልማት በኢትዮጵያ እየተስፋፋ ያለበት ሁኔታ አለ። አንዳንድ የሲቪል ሰርቪስ አገልግሎት ሰጪ ተቋማት በጣም ይህ ተቃውሞ እያደረጉ ነው። ምክንያቱም ሰዎችን እያፈናቀለ ሲሆን፤ የኮሊደር ልማት መቅረት አለበት ተብሎ የታሰባል። እርስዎስ በዚህ ጉዳይ ላይ ምን ያስባሉ?

የኢትዮጵያ ብሄራዊ የምርጫ ቦርድ የኢትዮጵያ ብሄራዊ የምርጫ ቦርድ ማለት ምርጫ ባለ ሰአት ድምፅ የሚሰበስቡ እና ምርጫን ቆጥረው ለህዝብ የሚያሳውቁ ሲሆኑ ይህ የኢትዮጵያ የምርጫ ቦርድ አብዛኛውን ጊዜ ሙስና ይበዛበታል ተብሎ የሚታሰብ ነው። እርስዎ በዚህ ላይ ምን አይነት አስተያየት ይሰጣሉ?

በኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት ውስጥ የሚከበር የበዓል አከባበር ሲሆን ይህ የበዓል አከባበር ብዙዎች ዘንድ ተወዳጅነት ያለው የንግስና በዓል ሲሆን ታቦታት ወጥተው የንግስ በአል ሲሆን ታቦታት ወጥተው እናንተ በጣም የምትወዱት የንግስ በአል አለ? ካለስ ማን ነው?

ባልትና ወይንም ደግሞ እድር የሰው ልጆች ከወደፊት አደጋ ቀጥሎ በማሰብ ቀድሞ የሚያስቀምጡት የገንዘብ አይነት እና የገንዘብ በማህበረ በማህበረሰብ አንድ አካባቢ ያሉ ሰዎች በአንድ ላይ ተሰብስቦ የሚያከብሩት በዓል አከባበርና የገንዘብ አሰባሰብ ስርዓት ነው እና እርሶ ባልትና ወይንም አይቶ ያውቃሉ

የዉሃ የመሸከም አገልግሎት ይህ ውሃ ተሸክመው የሚሄዱ ሰዎች ወገባቸው ሊሰበር ስለሚችል ብዙውን ጊዜ ውሃን በጉልበት ማጓጓዝ የማይመከር ስለሆነ እኚህ ስራዎች መቅረት ያለባቸው ስራዎች ናቸው እና እኚህ ስራዎች ሲሰሩ ያዩት ሰው አለ?

ነጭ አበባ ነጭ አበባ ማለት የሆነች አበባ ስትሆን ቅጠል በአረንጓዴ ነውና እኛ አበቦች ተወዳጅ ናቸው እኚህ አበባዎች ደግሞ በትል በምበላታቸው ብዙ ቦታ ላይ አይበቅሉም ብዙ ቦታ የሚበቅሉባቸው እነዚህ ነጭ አበባዎች የት አይተው ያውቃል?

የመንገድ ላይ አፍጠር የመንገድ ላይ አፍጠር በእስልም ና ሃይማኖት ውስጥ የሚካሄድ ሲሆን ብዙውን ጊዜ የእስልም ና ሃይማኖቶች አፍጤርን በመንገድ ላይ በማድረግ የሚታወቁ የሃይማኖት ስርዓት አላቸው። እና ይህ አፍጤር በመንገድ ላይ ብዙ ሰዎችን በማሳተፍ የሚደረገ ሀፍጤር ሲሆን በኢቲዮጵያ ውስጥ በጣም ትልቁ አፍጤር በምኖር ይካሔድል?

ፋንታ ሰበንአፕ ሚሪንዳ የመሳሰሉት መጠጦች የመጠጥ ዓይነቶች ሲሆኑ ከአልኮል ነጻ የሆኑ የመጠጥ ዓይነቶች ናቸው እና ብዙውን ጊዜ ኢቲዮጵያ ውስጥ በጣም ተወዳጅ የሆኑ የመጠጥ አይነቶች ናቸው እኝህ መጠጦች ሕፃናት በጣም ይወዷቸዋል እና ኢትዮጵያ ውስጥ በጣም ተወዳጅ ከሆኑት ውስጥ ከፋንታ ከኮካ እና ከሚሪንዳ የትኘው ነው?

ባቡር ባቡር ማለት መሬት ለመሬት የሚቀሳቀስያ ሲሆን በጣም በድሮ ግዜው መኪና ከመምጣቱ በፊት ብዙ ሰዎች ባቡር የሚጠቀሙ ነበር ባቡር በጣም ለርቀት የምንጠቀመው ባቡር ለመጀመሪያ የገባው በስንት ዓመተ ምህረት

የሰው መጎጃ ባቡር ባቡር መጓጓዣ ሲሆን ትራንስፖርት የሚሰጥ ሲሆን ለህዝቦች በጣም ተወዳጅ የሆነ የመንገድ ላይ ትራንስፖርት ይሰጣልና ከተማ ለከተማ አገልግሎት የሚሰጡ የባቡር ዓይነቶች አሉ እና የኢትዮጵያ ውስጥ በጣም በምን ያህል ጊዜ ልንደርስ እንችላለን?

ጠጅ ጠጅ ከባለው የመጠጥ አይነቱ አንዱ ሲሆን ተች በጣም የሚሰራው ከማርና ከዝገብ ሲሆን በጣም አስካሪ መጠጥ የሚባል ነው እና ባህላዊ መጠጥ ብዙ ጊዜ የሚጠጡ ሰዎች ምን አይነት ሰዎች ናቸው ኢትዮጵያ ውስጥ የት አካባቢ በጣም ብዙ

ደሴት ላይ ያሉ ገዳማት ወይንም ደግሞ ትላልቅ የቤተክርስያን አይነቶች ገዳማት ሲሆኑ እኝህ ገዳማት በጣና ላይ በጣም ብዙ ገዳማቶች አሉ እና ከነዚህ ገዳማት ውስጥ ውስጥ ደጋ ስጢፋኖስ አንደኘው እና ጣና ቂልቆስም አለ እርስዎ የሚያውቁት እና ጣና ላይ ምን ያሃል ደሴት አለ?

የሀገር የሀገርን በሀገሬ የሚል ሬስቶራንት ገብተው ያውቃሉ የሀገርን በሀገሬ የሚል ሮስቶን ውስጥ ገብተን ቁጥፉ ጋ እንቁላል ፍርፍር ክትፎና ጠጅ እየጠጣ የምንዝናናበት ቦታ ነው እና እርሶ እዛ ገብተው ያውቃሉ?

እፅዋት እፅዋት ማለት በጣም አረንጓዴ የሆኑ እና በጣም ለሰው ልጅ ሰላም የሚሰጡ የዝርያ ሲሆኑ እነኝህ እጽዋቶች ለንፋስ ለጥላ ለቤት መስሪያ የሚያገለግሉ ሲሆኑ እና እፅዋት በጣም ምትወድ ሀገር እናት ኢትዮጵያ እና በኢትዮጵያ ውስጥ ምንያል ችግኝ በዚህ አመት ተተክሏል።

እጽዋት የምንላቸው አረንጓዴ የሆኑ ሲሆኑ በራሳቸው ምግባቸውን አዘጋጅተው መኖር የሚችሉ ስለሆኑ ጊዜ በብዙዎች ዘንድ ለጠላት እና ለቤት የሚያገለግሉ ናቸው ምግብ ለእንስሳት ምግቦች የሚያገለግላል ለምን ተጠቅመው ያውቃሉ።

ዘመናዊ የመውቅያ ማሽን ዘመንያዊ የመውቅያ ማሽን ማለት ብዙውን ጊዜ በከተማ አካባቢ ያሉ ገበሪዎች የሚጠቀሙት እህል መውቅያ ማሽን ነው። ብዙውን ጊዜ ለሚጠቀሙት ለስንዴ መውቅያ ማሽን ነው ይህ ማሽን ብዙውን ጊዜ የት አካባቢ ይጠቀሙታል?

አዞ በውሃ በወስጥ ከሚኖር እንስሳቶች ውስጣንደኞ ሲሆን አዞ በጣም አስፈሪ እና ሰዎችን የሚበላ በአንድ ጊዜ መዋጤ የሚችል አቅሚ ያለው ሲሆን አዞ ያለበት ወስጥ ሰዎች ገብተው ለመዋኘት የሚፈሩበት ሁኔታ ለ እና ከዚ በፊት እርስው አዞ አጋጥሞት ያውቃል?

ካቴና ማለት ሰው ልጅ ሲያጠፋ የሚታሰርበት ወይንም ደግሞ የሚታሰርበት እስር ቤት የሚገባበት ቦታ ሲሆን መዶሻ ወይንም ደግሞ የዳኞች መዶሻ ምንለው ደግሞ ዳኞች ሕግን ሲያጸድቅ ወይንም ሕግን ሲያፈርሱ የሚመቱት መዶሻ ሲሆን በዳኝነት ሕግ ውስጥ ያሳለፉ ሰዎችን አይተው ያውቃሉ?

ባጃጅ ከመጓጓዣ ተሽከርካሪዎች ውስጥ አንዱ ስትሆን ባጃጅ ባለሶ ውስት ግር እና ብዙ ሰዎችን ይዛ መሄድ የምትችል የመጓጓዣ ዓይነት ስትሆን ባጃጅ እስከ ስንት ሰው ጭና የምትኬድ ይመስላችኋል እና ስንት ሰው የሚፈቀድላት ይመስላችዋል?

ሳፋሪiኮም ሳፋሪኮም በቅርብ የመጣ የቴሌ ተቀናቃኝ መስመር የኢንተርኔት ሰርቪስ አቅራቢ ድርጅት ሲሆን በጣም ቢቶፕ ውስጥ በጣም ተወዳጅነትን በአጭር ጊዜ ያተረፉ ተቋማት ውስጥ አንዱ ነው፡፡ እና ሳፋሪኮም የት ሀገር ብራንች የከሄት ሀገር የመጣ የመስላቸዋል፡፡

አቢባአቢሲኒያ ባንክ በኢትዮጵያ ካሉ የግግግል ባንኮች ውስጥ አንጋፈው ባንክ ሲሆን አቢሲኒያ ባንክ በጣም ትልቅ ባንክ ነውእና አቢሽኒያ ባንክ ውስጥ በሰዎች የሚቆጥቡ ስላሉ አቢስኒያ ባንክ ውስጥ እርሶ ገብተው ቢቆጥቡ ምን ያደርጋሉ።

በግ ማለት ለእርድን ወይንም ደግሞ ለአንዳንድ አገልግሎት የሚቀርቡ የእንስሳት ዝርዮች ሲሆኑ የቤት እንስሳወት ውስጥ የሚመደቡ ናቸው እና በጎች ብዙውን ጊዜ ለእርድ ይዩላሉ። እና የበግ ሥጋ ብዙውን ጊዜ በልተያቋሉ ንስ እና በምን ዓይነት መንገድ ለጥብ ሲሆናል የበግ መንገድ?